ጥበብና ባህል ጥበብና ባህል ከምንላቸው ውስጥ አንደኛ የሆነው የሀገር ባህል ልብስ ሲሆን፤ የአገር ባህል የአገር ባህል ልብስ የአንድን ማህበረሰብ የሚያስተዋውቅ ሲሆን፤ ይህም በጣም ተወዳጅ ከሆኑ የሀገረኛ ልብሶች ውስጥ የሚመደቡና የሀገር ባህል ልብስ የሚሰሩ ሰዎች ምን በመባል ይታወቃሉ?

ቤት ማስጌጥ ከምንላቸዉ ዉስጥ እንግዲ አንደኘዉ ቤትን ማስጌጥ ሲሆን ቤትን በተለያየ የቀለም አማራጭ ወይንም የተለያየ ነገሮችን በመጠቀም የምናስኬድ ሲሆን ይህንንም አብዛኛዉን ጊዜ ብዙ ሰወች ከሚያስጌጡት የማስጌጫ መንገዶች ዉስጥ አንደኘዉ ነዉ። እርስወ ምንድን ተጠቅመዉ ቤትወን አስጊጠዉ ያቃሉ?

ጉዞ ቱሪዝምና ስደ ጉዞ ቱሪዝምና ስደትስ አንደኛው መንፈሳዊ ጉዞ ሲሆን፤ መንፈሳዊ ጉዞ ሰዎች በአንድ ላይ በመሆን ወይ በማህበር በመሆን የሚያደርጉት ጉዞ ከዚህም ጉዞ ውስጥ አንደኛው የገዳማት ጉዞና እነኚ ጉዞዎች ሂዳቺኋል?

ጌጣጌጥ አንደኛው የአንገት ሀብል የአንገት አበል ባንገሩኝ የጌታ አይነቶች የሚመደብ ሲሆን ይህን ጌታ አብዛኛው ጊዜ ሰዎች አንገታቸው ላይ የሚጠቀሙት አይነት እርሶ ከአንገት የሚደረጉ ጌቶች የተሰራ ነው

ጫማ ጫማዎች ከምንላቸው ውስጥ አንደኛው ሽፍን ጫማ ሲሆን ሽፍን ጫማ ሰወች በለየያዩ ጌዜያት የሚጠቀሙት ወደሲሆን ውጪ በሚወጡበት ሰአት ከሚጠቀሟቸው የጫማ አይነቶች ውስጥ አንደኛው ነው። ይህ ጫማ ሰዎች ብዙውን ጊዜ ምቾት የሚሰጣቸው ጫማ ነው። እርስዎ እንደዚህ አይነት ጫማ ምቾት ይሰጥዎታል ወይስ አይሰጠዎትም?

መኖሪያ ቤትና መኖሪያ ቤት ከምንላቸው ውስጥ አንደኛው የካርቶን ወይንም ደግሞ የሸራ ቤት ሲህን በአብዛኛ ግዜ ጎዳና ተዳዳሪዎች የሚኖሩባቸው ቤቶች ናቸው። ቤቶች የሚሰሩ በስፋት ያለባቸው አካባቢ የት ነው።

ልዩ ልዩ መሳሪያዎች ልዩ ልዩ መሳሪያዎች ከምንላቸው ውስጥ መጋዝ አንዱ ሲሆን መጋዝ የተለያዩ ነገሮችን ለመቆራረጥ የምንጠቀምበት ልዩ ልዩ መሳሪያ ነው። እና ይህንን መሳሪያ መጋዝ ተጠቅመው የቆረጡብንን ሰዎች እናውቃለን ልዩ ልዩ መሳሪያ ወይም መጋዝ ተጠቅመው እንጨት ቆርጠው ያውቃሉ?

ዙማ ፀጉር ከፀጉር አይነቶች ውስጥ አንደኛው ዞማ ፀጉር ሲሆን ዞማ ጸጉር ሰዎች ከማይወዱአቸው የፀጉር አይነቶች የሚመደብ ነው ይህ ፀጉር አይነት አብዛኛው ጊዜ ሰዎች ለማስተካከል የሚያስቸግር የፀጉር አይነት ነው እርሶ እንደዚህ አይነት ጸጉር ቢኖርዎት ምን ያደርጉ ነበር?

ምግብ ምግብ ከምንለው ውስጥ አንደኛው በያይነት ሲሆን በእያይነት የተለያዩ ምግቦች አንድ ላይ ከሚቀርቡባቸው የምግብ አይነት ውስጥ የሚመደብ ነው። ይህን ምግብ ከዚህ በፊት በልተውት ወይም ጤነኛ የሆኑ ሰዎች የሚመገቡት ምግብ ነው ብለው ያስባሉ?

የግ አስከባሪ ግ አስከባሪ ውስጥ አንደኛው የሀገር ፌዴራል ፖሊሲው የፌዴራል ፖሊስ ለፌዴራል ሲሆን የሚፈልጉ አብዛኛው እንጂ ስራውን የሚሰሩ በፌዴራል ከተሞች ላይ ነውና ይህን የፌዴራል ፖሊስ በፊት አይተው ወይም ሰምተው ያውካሉ

ማበሰብና ማህበረ ቤተሰብ ውስጥ አንደኛው የሆነው የአርባምንጭ ማህበረሰብ የማህበረሰብ ባረንጓዴ የሚኖር ማህበረሰብ እና ብዙ ሰዎች ማህበረሰብ በመደነቅ በመተባበር ስለዚህ ማህበረሰብን እርሶ ምን ያውቃሉ።

መሰረተ ልማት ውስጥ አንደኛው ሆስፒታል እያንዳንዱ አካባቢ ከሚያስፈልጉ የመሰረተ ልማቶች የሚመደብ ይሄ መሰረተ ልማት አካባቢ ይሄ የመሰገነ የለም ብሎ የሚያስቡ ቦታ አካሌ ተናገሩ

የሱፐር ማርኬት ምርቶች የሱፐር ማርኬት ምርቶች ከምንላቸው ውስጥ አንደኛው የሆነው የ ዱቄት ወተት ሲሆን፤ ይህ የዱቄት ወተት በሱፐርማርኬትው ውስጥ በተለያየ ይሸጣልና ይህ አብዛሃኛው ጊዜ ለህፃናት የሚሆኑ፤ ከገዙት የዱቄት የዱቄት ወተት ውስጥ የትኛው አሪፍ ነው?

ፖለቲካ ከምንላቸው ውስጥ አንዱ የምስራቅ አፍሪካ ፖለቲካ ሲሆን ይህ ፖለቲካ በጣም አስቀያሚ ከሚባሉ የፖለቲካ አውዶዎች ውስጥ የሚመደብ እና ይህን ፖለቲካ ከዚህ በፊት ስለዚህ ፖለቲካ የሰሙት ወይንም ደግሞ ሰምተው ያልሰሙት ነገር ከዚህ ፖለቲካ አለ።

ሙዚቃ ከምንላቸው ውስጥ አንደኛው የሆነው የፍቅር ሙዚቃ ሲሆን የፍቅር ሙዚቃ ማለት ሰው አንድ ሰው ላፈቀራት ሴት የሚዘፈን የፍቅር ዘፈን ሲሆን እነዚህ የፍቅር ዘፈኖች ወይን ሙዚቃዎች አብዛኙን ጊዜ በወጣት ዘንድ ተወዳጅ ናቸው እርስዎ ከሚወዱት የፍቅር ሙዚቃ ውስጥ እስኪ አንዱን ይጋብዙኝ?

ፖለቲካ ከምንለ ውስጥ አንደኙ የሆነ የሀገር ውስጥ ፖለቲካ ሲሆን ይህም በሀገራችል ውስጥ ካለ አስቀያሚ የፖለቲካ ሥርዓቶች ውስጥ የሚመደብ ነው። ይህ የሀገር ውስጥ ፖለቲካ በኢትዮጵያ ካሉ የፖለቲካ ስርዓቶች ውስጥ በጣም አስከፊ የፖለቲካ ስርዓት ነው። እርስዎ እንደዚህ ይን ፖለቲካ ይወዳሉ?

ተከርሪመቋጓዣና ተሽከርካሪ ከምላቸው ውስጥ አንደኛው የከተማ ባስ ሲሆን የከተማ ባስ በከተማ ውስጥ የሚያገለግልባት ሲሆን አሁን በቅርብ ጊዜ ውዲ አዳነቻ ቤቤ ያስበታቸው በአዲሳባ ያለባ ሲሆን ይህ ባስ በጣም አሪፍ ባስ ነው ተብሎ ይታሰበን እርሶ በዚህ ባስ ሄደውበት ያቋል

ማስታዋቂያ ማስታዋቂያ ከምንላቸው ውስጥ አንደኛው የቲክቶክ ማስተወቂያ ሲሆን በአሁን ሰዓት በጣም አዋጅ ከሆኑ የማስታዋቂያ ዓይነቶች ውስጥ የሚመደብ ነው የቲክቶክ ማስታዋቂያ ብዙ ሰዎች ከሚያዋቸው ወይም ከሚመለክቷቸው ማስተወቂዎች ሲመደባል የቲክቶወክ ማስታዋቂያ ተሰርቶ ብዙ ተመልካች ያገኘ ማስታወቂያ አይተዋል?

ተዋቂ መሪዎች እና አባቶች ታዋቂ መሪዎች አባቶች ከምንላቸው ውስጥ የቅድሞ ኢትዮጵያ መሪ የነበሩት አቶ ሃይለማሪያም ደሳሌኝ ሲሆኑ እኛ አባት በኢትዮጵያ ካሉት ተዋቂ መሪዎች ውስጥ አንደኘው እና ለጥቂት አመታት የገዙ ወንም ለትንሽ ዓመት የገዙ ናቸው። ለስንት ዓመት ምረት ኢትዮጵያን መሩ?